በምስሉ ላይ እንደምንመለከተው ሴት ወጣቶች የአገር ባህል ልብስ ለብሰው (ነጭ እና ሰማያዊ ቀለም ያለው) እንዲሁም ባህላዊ ሳር ከጀርባቸው አስረው፣ ከበሮ ይዘው የሚጨፍሩ ሴቶች ናቸው።

ይህ በምስሉ ላይ የምንመለከተው እንቁላል ሲሆን እንቁላል ለግብይት የቀረበ በተለያዩ እቃዎች በሰማያዊ ፣በቀይ ፣ ባረጓዴ የእንቁላል እቃ የቀረበ እንቁላል ነው።